ምግብ ከመሰረታዊ ፍላጎትቶች መካከል አንዱ ሲሆን ሰዉ ጤናማ እንዲሆን ወይም በየቀኑ የሚያደርገዉን እንቅስቃሴ ለመስራት ኃይል እንዲያገኝበት ለመስራት የተመጣጠነ ከሆነ ደግሞ ጤናማ እና ለየት ያሉ ነገሮችን ይሰጠናል።

ተፈጥሮና አካባቢ ተፈጥሮና አከባቢ መልካም የሚሆን ተፈጥሮ በፈጣሪ የተፈጠረ ነገር አካባቢ ደግሞ በሰው ልጆች ዙሪያ የሚገኝ ነገር ነው

ንግድ ማለት አንድ ሰው የሚፈልገውን ነገር ለመግዛት የሚሄድበት ያለውን ነገር ይዞት ወቶ ደግሞ ወደ ገንዘብ የሚቀይርበት ቦታ ነው። ግን ምንድነው ትርፋማነት የሚያደርጋቸው ያኛውን ሰውዬ ፈልገው ነገር ይዞ ሲሄድ፤ የሚሸጠውን ሰው አትርፎ ሌላም የፈለገውን ነገር ወይም ደግሞ ከዛ ከሌለው ነገሮች ውጪ ያለውን ማለት ይቻላል።

መጠጦች ምንም ሊሆን ይችላሉ አስካሪ መጠጦች ሊሆን ይችላሉ። አስካሪ መጠጦች ምንላቸው በውስጣቸው ውስጥ አይምሮን ስርዓትን ያፋጥን የሚያለው ስለዚህ በምንጠጣበት ሰአት ያሰክሮ ይችላሉ እንዲሁም ደግሞ መደበኛ ከሆነ ሰው ባህሪ የተለየ ነገሮች የሚያመጡት ባህሪዎችን ያንን መጠጥ የሰዎች ያደርገዋል።

የልማት ባንክ የልማት መሰረት ናቸዉ። አንድ ነገር ለማልማት መጀመሪያ የምናሳካዉ ነገር ምን ማለት ነዉ? ልማት የሚመጣዉ መጀመሪያ መሰረታዊ የሆኑ ነገሮችን ስናደርግ ነዉ። ምክንያቱም ሌሎች ነገሮችን ከማድረጋችን በፊት መሰረታዊ የሆኑ ነገሮች መቅደም ስላለባቸዉ ማለት ነዉ።

ማስጌጥ ማለት ማሳመር እና መጀመሪያ ከነበርበት መልክ ወደ ጥሩ ወይም ደግሞ ሳቢ ወደ ሆነው ቦታ መቀየር ነው። ብዙ ጊዜ ቤቶችን፣ ህንጻዎችን፣ የተለያዩ ነገሮችን ማስጌጥ ይቻላል።

ስራ ለመስራት ጉልበት ብቻ ነው የሚያስፈልገን« ጉልበት ካለን ስራውን ሳንመርጥ መስራት እንችላለን። ደካማ የሆኑ ሰዎች ብዙ ጊዜ ስራ በማጣታቸው ችግር ዉስጥ ይገባሉ። ስለዚህ ላላመቸገር ግዴታ ስራ መስራት አለብን።

ጌጤጌጦች አንድን ለማስዋብ ነዉ እና አላምችን ግዴታ ሲሰሩ ምን መሆን አለባቸዉ? እጅግ ማራኪ እና ሳቢ በሆነ መሆን መሰራት መቻል አለባቸዉ።

ቱሪዝምና ስደት ለጥሩ ነገር የምናደርገው እንቅስቃሴ ሊሆን ይችላል። ጥሩ ማለት ከነበርንበት ቦታ ቦታ ስንቀይር አዳዲስ የስራ እድሎች ልናገኝ እንችላለን። ቦታ ስንቀይር አዳዲስ ሰዎች እንታወቃለን። ስለዚህ አዳዲስ ሰዎችን ከተዋወቅን። ሌሎች ነገሮችን የሙሞክር እድላችንን ወሳኝ ነው ሌላ ደግሞ የሚመች አየር ልናገኝ እንችላለን።

ጌጥ ለመዋቢያነት የሚጠቅሙ ነገሮች ናቸዉ። ቀለማቸዉ እጅግ ማራኪ በመሆኑ ከሰዎች ለየት ብለን እንድንታይ ወይም ደግሞ ዉበትን ያላብሱናል። ጌጣጌጦችን ለመስራት ወይም ደግሞ ለመግዛት ብዙ ገንዘብ የሚያስፈልገን ሲሆን በዚያም ልክ መዋብ ማማሩ ጥሩ ነዉ።

ፋሽን የሚለው አዲስ የተፈጠሩ የጥበብ ስራዎች ወይም ደግሞ በፊት ከነበረው ተሻሽሎ ነገርግን፤ ሳቢና ማራኪ በሆነ መልክ ሲሰሩ ፋሽን እንለዋለን። ይሃንን የሚከተሉ ሰዎች ደግሞ ፋሽን ተከታይ ሰዎች ይባላሉ። ከድሮ የተለየ ውበት አላቸው።

ሕግ አስከባሪ አካላት ሀገሪቱ የምታወጣውን ወይም መንግስት ያወጣውን ህግ ለማስከበር የቆመው ናቸው። ምክንያቱም መንግስት ህግ ያወጣ ግዴታ እነሱ እንዲፈጽሙ ግዴታ ህግ አስከባሪ አካላትን አቋቁሟል ።ሕግ አስከባሪ አካላት እሱን ሕግ ለማስከበር የሚንቀሳቀሱት ሰዎች ናቸው።

መሰረታዊ አገልግሎት የሚሰጡ ተቋማት በጣም ጠቃሚና አስፈላጊ ከሆኑ መሰረታዊ እንላቸዋል። ለመሠረታዊ የተባሉት ምክንያቱ ምንድነው ሁልጊዜ ቀዳሚ መሆን ያለባቸው በቀዳሚ ደረጃ መስጠት ያለባቸው አገልግሎት ስለሆኑ መሰረታዊ አገልግሎት የተባሉትን ለዛ ነው መሰረታዊ ወይም የማይቀሩ የማይቀሩም ናቸው።

ብዙ ጊዜ በዕድሜ ከፍ ያሉ አባቶች መሪዎች መሆን ይችላሉ። ለምንድነው? እድሜ አስተምሯቸዋል ሁሉ እንደወሰናችሁ ብዙ ነገሮችን ተምረናል. ብለን ስለምናምን ስለዚህ አባቶች ወይም የገበያ ሰዎች መሪዎች ለኑክሌር አይሁድም ወድቀው ነበር, ሰሚ አሰብኩ ችሎታቸው ይችላል. ለዚህ ታዋቂ መሪዎች ማለቱ ነው ያላቸው መሪዎች ናቸው.

መሪዎችንና አባቶች መሪ በመሆናቸው ተመሪውን በትክክል ያገለገሉ ሰዎች ናቸው ማለት ነው ::መሪዎች ካሉ ሁልጊዜም ተመሪዎች አሉ መሪዎች መሪዎቻቸውን የሚፈልጉትን ነገር ካደረጉላቸው በኋላ ታዋቂ ይሆናሉ :: አባቶቼ ብዙ ጊዜ ምኖች ናቸው መሪዎች ናቸው ቤተሰብ አስተዳዳሪ ስለሆኑ እንደ መሪ የያአገለግላሉ ::

የሱፐር ማርኬት ምርቶች ብዙ ነገሮች አሉ ።ለምሳሌ የምንበላቸው የሚመጠጡ ነገሮች ቢሆኑ በሱፐርማርኬት ተቀምጠው ለንግድ የተዘጋጁ ምርቶች ናቸው። የሚፈልገውም ሰው እዛው ቦታው ድረስ በመሄድ ወይም ሱፐር ማርኬት በመሄድ ይገዛና የሚፈልገው ጥቅም ያውለዋል።

ለሚሰማው ሰው ጠቃሚ ነው ምክንያቱም ምን አይነት ምርቶች እንዳሉት መቼ ማግኘት እንደምንችል ስለ ምርቶቹ በሙሉ ለገዥው ወይም ደግሞ ለህዝቡ ማስተላለፍ ይችላል። ስለዚህ ደንበኛውን በቀላሉ ማግኘት ይቻላል። የሰራውን ጽማስታወቂያ ብቻ በማየት ብዙ ገበያ ማግኘት ይችላል።

የዱር እንስሳት ስደት ያጋጥማቸዋል ስደት የሚያጋጥማቸው የሚኖርበት መኖሪያ ከአልተመቻቸው ነው የቤትና የዱር እንስሳ የሚሰደዱት የመኖሪያ ቤታቸው ሲቃጠልባቸውና ምግብ ሲያስፈልጋቸው ከአንድ ቦታ ወደ ሌላ ቦታ ይሄዳሉ ከቦታ ቦታ መንቀሳቀስ ግዴታቸው ይሆናል።

የቡና ቤቶች እና ምግብ ቤቶች ምንም እንኳን ንፅህና ባይታይባቸውም አሁን ላይ ግን ተስተካክለው ለህዝቡ አገልግሎት እየሰጡ ይገኛሉ። የሚገኙባቸውም ቦታ ፅዳቱን የጠበቀ ነው። የተለያዩ የምግብ ዓይነቶችን ለህዝቡ እያቀረቡ ይገኛሉ። ነገር ግን አንዳንድ ቦታ ላይ ንጽህና ይጎላቸዋል።

የቤት እንስሳዎችን የሚንከባከቡ ቦታዎች አሉ:: የዱር እንስሳዎችም እየጠፉ ሲሄዱና ቁጥራቸው እየቀነሰ ሲሄድ ቁጥራቸውን ለመጨመር ወይም ደግሞ አደጋ ውስጥ የተዳረጉ እንስሳቶች ካሉ ለመንከባከብና እንዳይጠፉ ለማድረግም የዱር እንስሳትን የሚንከባከቡ ድርጅቶች በየቦታው እየተሰሩ ነው ::

የትምህርት ልምድ የሚሰጠን ቦታ ነው። ወይንም ደግሞ ስለ አንድ ልምድ እንደኖረን የሚያደርገን ምንም እውቀቱ የሌለን ነገር እዛ ነገር ላይ ምን ምን ነገሮች ማድረግ እንዳለብን፣ እንዴት እንደሚሰራ፣ እንዴት እንደሚከፈት፣ እንዴት እንደሚወጣ ሁሉንም ነገር ወይንም ደግሞ ልምድ የምናገኝበት መስሪያ ቤት ነው።

ምርቶቻችንን የምናስተላልፍበት ወይም ደግሞ ሰዎችንን የምናደርግበት ነው። የስራ ቅጥር ማስታወቂያ ካለም ሰዎች ወይም ተቀጣሪው ስራ ፈላጊ ሰዎች በመምጣት እንዲቀጥሉ እናደርጋለን። ማስታወቂያ በየቀኑ ለማሳየት ሳምንቱ ይታተማሉ ለአንባቢ ማለት ነው።

ግንባታ የምንለው ብዙ ጊዜ ጥንካሬ ላይ ውይም ደግሞ የሚሰራው ነገር ምን ያክል ጊዜ መቆየት ይችላል የሚለውን ጥንካተካሬው ላይ ያተኩራል። ስለዚህ ግንባታው ምን ያክል ይቆያል ምን ያክል ጠንካራ ነው የሚሉ የተለያዩ ሀሳቦችን የያዘ ነገር ነው። ስነ ህንጻ ወይም ግንባታ የምንለው።

እፅዋት ማለት ምግባቸው ራሳቸው የሚያዘጋጁ ከፀሐይ ብርሃን በመጠቀም ምግባቸውን የሚያዘጋጁ እና የተለያዩ ለሰው ልጅ አስፈላጊ ያልሆኑ አየሮችን በመውሰድ ለሰው ልጅ ለትንፈሳው የሚሆነውን ንፁህ አየር በመስጠት የሚጠቅሙ ነገሮች ናቸው::

የእስፖርት ስራወች ለሴትና ለወንድ የተለያየ አይነት ተከፋፍሎ መሰጠት መቻል አለባቸው ምክንያቱም ለሰውነታቸው የሚያስፈልገው ጥቅም የተለያየ ስለሆነ እንዳስፈላጊነቱ ስፖርት ለሴሰቶች ወይም ደግሞ ለወንዶች ተብሎ በሁለት ተከፍሎ ሊሰጥ ይገባዋል ምክንያቱም ሁለቱም የሚያስፈልጋቸው የተለያየ አይነት የስፖርት አይነት ስለሆነ።

ምግብ ከልብስ እና ከመጠለያ በተለየ ለሰው ልጅ የሚያስፈልግ መሰረታዊ ነገር ነው የሰው ልጅ ካለ ምግብ መኖር አይችልም። ቢቆይ ለትንሽ ቀን ብቻ ነው እንጂ ከዛ በላይ መቆየት አይችልም። ምግብ ለሰው ልጅ ለህወይወቱ የሚስፈልጉ አንድ ላይ አጠቃሎ የያዘ ለመኖር ግዴታ መሠረታዊ እና አስፈላጊ የሆነ ነው።

መሪወች በስራቸው እንዱሁም ሰው በማንገላታታቸው የሚታዎቁ ሊሆኑ ይችላሉ። ለምሳሌ ሰው በማንገላታታቸው የሚያዎቁ አሉ። እንዲሁም ህዝቡን በትክክል በማስተዳደር የሚታወቁ አሉ።

የኤሌክትሮኒክስ ዕቃዎች የሰው ልጅ የፈጠራ ውጤት ናቸው። ምክንያቱም በፊት ያልነበረ አሁን ግን ያለ ውጤት ነው። በፊት ግን ላይ ብዙ የኤሌክትሮኒክስ ዕቃዎች አልነበሩም። አሁን ላይ ግን አሉ። ስለዚህ ዲሽ የፈጠራ ውጤት ነው ።

መጓጓዣዎች የአየር መጓጓዣዎች ሊሆኑ ይችላሉ። በአየር ላይ የምንጓጓዝባቸው መጓጓዣዎች ምን ያስፈልጋቸዋል? ምንም ዓይነት መንገድ የማያስፈልጋቸው ሲሆን ፍጥነታቸውም ከሌሎች የተለየ ነው። ምክንያቱም መሰናከል ስለማይኖር ቶሎ እንደርሳለን ።

አትክልቶች የሚመረቱ አትክልቶች ሁሉም ሰው በየቤቱ ሊያምርታቸው ሲችል ፍራፍሬዎችም ሞቃታማ ቦታ ከሆኑ ሞቃታማ ቦታ የሚበቅሉ አሉ:: አንዳንዶቹ ደግሞ ቀዝቃዛማ ቦታዎች ላይ ይበቅላሉ:: አትክልቶች ግን ብዙ ጊዜ በጕሯችን ልናለማቸው የምንችላቸው እና ለሰው ልጅ ጠቀሜታ ያላቸው ናቸው::

ለመስራት ብዙ ጊዜ ቢያስፈልግም ለመበላሸት ጊዜ ግን ትንሽ ጊዜ ነው የሚያስፈልጋቸው ምክንያቱም የተሰሩበት ነገር በትንሹ ሊጎዳ የሚችል ስለሆነ ሊጎዳ ወይም ደግሞ የተሰራው ነገር ሊበላሽም ይችላል። ብዙ ጊዜ የመቆየት እድሉም አነስተኛ ነው።

ሁሉም ስራ የሚስፈልገው እውቀት ተመሳሳይ አይደለም። የተለያየ የስራ አይነቶች አሉ። ሁሉም ራዎች ግን ተመሳሳይ የሆነ ዕውቀት አይደለም የሚያስፈልጋቸው። የራሳቸው ልምድ አለ ፣የራሳቸው የተማረ ሰው ይጠይቃሉ ነገር ግን በየቦታው ሁሉም መቅረት የሌለባቸውና አስፈላጊ ናቸው።

ማህበረሰብ እና ቤተሰብ እስ በርስ ልምድ ሊቀያየር ዪችላል። ምክንያቱም አንደኛው ማህበረሰብ አጠገቡ ያለው ማህበረሰብ ምን እያረገ ነው የሚለውን ነገር ማየት በማየት ሊሆን ይችላል የሚለውን እርስ በእርሱ ምን ሊያረግ ይችላል ልምድ ይቀያየራል።

የውበት መጠበቂዎች፤ የውበት መጠበቂዎች ውበትን መጠበቅ ወይንም ደሞ እንደዘው እንዳለ ማስቀጠል ነው። ስራቸው መዋቢያዎች ምላቸው ደሞ አዲስ ውበትን ራሳቸው ለመጨመር ነው። የውበት መጠበቂያ ውበትን ማስቀጠል ወይንም ደግሞ እንዳይጎዳ ማድረግ ሲሆን መዋቢያዎች ደግሞ ምንድን ናቸው ማሳምር ነው።

ስራ ለመስራት ጤነኛ መሆን ብቻ ነዉ የሚያስፈልገዉ። ማነኛዉም አይነት ስራ ቢሆን ስራ ከሰራን ገንዘብ እናገኝበታለን። የስራዉ መንገድ ይለያይ እንጅ ገንዘብ ካስገኘ ማንኛዉም ነገር ስራ ነዉ። ስራ ስንሰራ አዕምሯችን ረፍት ያገኛል። ገንዘብ አግኝተንም ቤተሰባችንን ማስተዳደር እንችላለን።

ትንተናን ይይዛል። ትንተና ማለት ምን ተፈጠረ ሃገሪቱ ውስጥ ምን ይደረግ፣ ሀገሪቱ ውስጥ መስተካከል ያለባቸው ነገሮች ምን ምንድን ናቸው። ምን ምንድን ነው ህዝቡን ያስቸገረው፣ ምን ምን መቀረፍ አለባቸው የሚሉት ሃሳቦች በአንድ ላይ የሚፈቱቦቸው ቦታዎች የፖለቲካ ናቸው። ፖለቲካ ማለት ከአስተዳደር ጋር የሚገናኝ ሁሉም ነገር ነው።

ቡና ቤቶችና ምግብ ቤቶች ግዴታ ፍጥነት ያስፈልጋቸዋል። ብለናል ደንበኛን በትክክልማክበር ከዛም በኋላ ምን ያስፈልጋቸዋል? ሌላ ደግሞ ደንበኛ ማክበር ወይም ደግሞ መቀበል ያስፈልጋቸዋል። ምን ልታዘዝ፣ ምን ይምጣ እሚሉ ነገሮችን በማቅረብ ደበኞቻቸውን በደንብ ወይም ደግሞ ጥሩ ባለው ሁኔታ መያዝ አለባቸው።

ስነ ህንፃና ግንባታ እንደ አንድ ትምህርት መስጠት ያለበት ነው። ምክንያቱም ትምህርት ያስፈልገዋል ሰነ ህንፃ ምን ምን ነገሮች መከተል አለበት የትኛው ነገር እንዴት መቆም መቻል ይቻላልበት ለጥንካሬው ምን ማምጣት አለብን የሚሉ እነዚህ እነዚህን ነገሮች ማወቅ ያለብን ወይንም ደግሞ እነዚህ አይነት ውቀቶች ያስፈልጉናል ለስነህ ህንፃ።

የተለያዩ የውበት መጠበቂያዎች በብዛት ከተጠቀምንባቸው የራሳቸው የሆነ ጉዳት አላቸው። ምክንያቱም ሲመረቱ የተለያዩ ነገሮች ስለምንጠቀም የነገር ደግሞ ወደ ቆዳችን ወይም ደግሞ ለምንጠቀምበት ቦታ ጎጂ እየሆነ ይሄዳል። መቼ? እነዛ ነገሮች በብዛት ስንጠቀምባቸው እና ሁል ጊዜ አገልግሎት ሲውሉ።

ባንዲራ ምንለው የአንድ ሀገር መለያ በመሆን ያገለግላል። ቀለማቶቹ የያንዳንዱ ቀለማት የራሳቸው ትርጉም ሲኖራቸው፤ እንን ሀገር ለመግለጽ እንጠቀምባቸዋለን። ስለዚህ ያው መለያው የዛ ሀገር ዋነኛ ሁሉም ሰው እንዲለየው የያደርገው ነገር ነው ማለት ነው።

የእና የውበት መጠበቂዎች በትክክል የማይሰሩ ከሆነ የሰው ልጅ አደጋ እስከስታሉው ጊዜያቸው ያለፈባቸው ከሆኑ ወይም ደግሞ ከመጠን በላይ የበዛ ነገሩ ምንጠቀም ከሆነ የውበት መጠበ ይችላሉ? ጉዳት ሊያመጡ ይችላሉ ምንሆኑ? በትክክል ካልተጠቀምና ጊዜአቸው ያለባቸው ከሆኑ።

መሰረተ ልማቶች የምንላቸው መሰረታዊ የሆኑ ነገሮችን ማዘጋጃት ነው።

ሰላጣ ለጤና ጥቅም ካላቸው ምግቦች መካከል አንዱ ነው በብዛት መመገብ ይቻላል ሰላጣ አረንጓዴ ስለሆነ የሚበላ ምግብ ተቆራርጦ ከሌሎች አትክልቶች ጋር ከሌሎች ጋር ተቀላቅለው ይፈልጋል

እጽዋት ማለት እንግዲህ አረንጓዴ ቀለማት ያላቸው ሲሆኑ ምግባቸውን ለማግኘት ስሮቻቸውን ይጠቀማሉ አካባቢዎን ያየሩ ሁኔታ ለማስተካከል ይረዳሉ የሚያስፈልገውን አየር ለራሱ ለሚፈልግ ሰው የሚጠቅመውን አየር የሰው ልጅ ለመስጠት ጠቀሜታ አላቸው።

አንድ ማህበረሰብ የራሱ የሆነ አመለካከትና አኗኗር አለው። እና አንድ ቤተስብ የዛን ማህበረስብ ወግና ልማድ ይዞ ያድጋል ።

መጠጦች አስካሪ መጠጦች አሉ እነዚህ መጠጦች የሰው ያስተሳሰብ ወይም ደግሞ የአእምሮአችንን ሁኔታ በማቃወስ ትክክለኛ ሁኔታ ውስጥ እንዳንሆን ያደርጉናል። አንዳንዶቹ ጠቃሚ ሲሆኑ አንዳንድ መጠጦች ግን ጎጂዎች ናቸው። ከጥሩ መጠጦች መካከል ውሃም አንዱ ነው።

ማሽኖች የምንላቸው ነገርችን ቀልጣፋ በሆነ ወይም ደግሞ በአጭሩ እንድንጨርስ የሚያደርጉን ሲሆን መጓጓዣ ማሽኖች አሉ። ነገሮችን በማስቀመጥ ብዙ ሀይል ሳንጠቀም የሚያደርጉን ነገሮች ማሽኖች ይባላሉ፡፤ ማሽኖች ጠቀሜታ አላቸው።

መሰረታዊ አገልግሎቶችን ለማሟላት ግዴታ ሀገሪቱ ገንዘብ ያስፈልጋታል ምክንያቱም ገንዘብ ከሌለ እነዚህን መሰረታዊ አገልግሎቶች በሁሉም ቦታ ልታሟላ አትችልም መሰረታዊ አገልግሎቶች ያልተሟሉባቸው ቦታዎች አሉ ። እነዛ መሰረታዊ አገልግሎቶች ካልተሟሉ የሰው ልጅ ጤናው ሊታወክ ይችላል ህይወቱ አደጋ ላይ ይገባል ።

ጌጣጌጦችን ካመረትናቸው በኋላ ለገብያ እንዲቀርቡ መሸጫ ቦታዎች ውስጥ ወስደን እንሸጣቸዋለን። እነዚህን ጌጣጌጦች በምንሸጥበት ጊዜ ብዙ ገንዘቦችን ማግኘት እንችላለን ።

ሁለት ነገሮችን ይዘን ዋና ወይም ዋና ዋና ነገሮችን ከዛ በኋላ ደግሞ ስለ ዋና ዋና ነገሮች ደግሞ ማብራሪያ ይኖራል። ስለዚህ ዜና በውስጡ ዋና ዋና ነገሮችን እና ትንታኔውን ትንተናን ይይዛል። የመጀመሪያ የሚቀርበው ዋናው ነገር ሲሆን ከዛ በኋላ በውስጡ የሚይዙትን ነገሮች ቀስ በቀስ አያብራራ እና እየተነተነ ይሄዳል።

ትምህርት ለችግሮቻቸው መፍትሄ የምናገኘው ነገር ነው። አጠገባችን የሆነ ነገር አለ ይህን ነገር መፍታት አልቻልንም፤ ስለዚህ እንዴት ነው መፍታት ያልቻልኩት? ብለን እውቀቱ ወዳላቸው ሰዎች እንማራለን። ስለዚህ ስንማር ማን እናደርጋለን ችግሩን እንፈታዋለን። እውቀትን ስናገኝ የመፍታት እንችላለን የነበረውን ችግር።

ግብርና በጣም ባህላዊ ባልሆነ ወይም ደግሞ አዳዲስ የመጡ መስሪያዎች ባይጠቀም የአገሪቱ ኢኮኖሚ አርጎ ማስተዳደር የሚችል ነገር ነው። ነገር ግን አብዛኛው የሰው ልጅ ሀይሌ የሚንቀሳቀስ በመሆኑ አሁን ላይ እየተጠቀሙት አይደለም።

ጥበብና ባህል ጥበብ የባህል ውጤት ሲሆን ባህል ደግሞ በጥበብ ውስጥ ይገኛል ።ጥበብ የምንለው አዳዲስ ያልተፈጠሩ ነገሮችን መፍጠር ያሉ ነገሮችን ማሳመር ሲሆን ባህል ደግሞ የሚኖረው የቀን ከቀን ተግባራቶች አንድ ላይ ሲሆን የሚያገኙት ነው።

ባንዲራ እና መለያ ባንዲራ ምንለው የአንድ ሀገርን የሚወክል ነገር ሲሆን፤ መለያ የምንለው ደግሞ እዚህ አገር ሌሎች ቦታዎች ላይ ራሱን የሚገልጽበት ወይም ደግሞ መለያውን ብቻ በማየት ማን እንደሆነ የሚያውቁበት ነው። ባንዲራ ብዙ ቀለሞቶችን አንድ ላይ ይይዛል በውስጡም የተለያዩ ምልክቶች ሊኖሩት ይችላሉ።

ማበረሰብና የቤተሰብ አንድ ሚያደርጋቸው ነገር ሁለቱም የሰው ልጅ ስብስብ ናቸው። እንዲሁም ደግሞ የሰው ልጅ አንድ ላይ በመሆን የሚሠራቸውን ናቸው። ቤተሰብን ሰው አንድ ላይ በመሆን ሲሆን ማህበረሰብን ከቤተሰብ ብዛት ያላቸውን ሰዎች አንድ ላይ በምሆን የሚመሰርቱት ናቸው። ቤተሰብ ግን አነስተኛ ቁጥር ሲሆን ማበረሰብ ግን ከቤተሰብ የበለጠ ብዙ የሆኑ ሰዎች በአንድ ላይ ይይዛል።

አትክልትና ፍራፍሬዎች የምግብ አይነቶች ሲሆኑ ከሌሎች ምግቦች ለየት የሚያደርጋቸው ብዙ ጊዜ በሽታ ተከላካይ መሆናቸው ነው ።ለሰው ልጆች በጣም አስፈላጊ ናቸው ።ለምሳሌ፡-ለጥርስ ጥንካሬ ፣ለጤንነት በጣም ጥሩ ናቸው።

የውበት መጠበቂያዎች ውበትን ለመጠበቅ የቆዳን፣ የፀጉርን ወይም ደግሞ የተለያዩ የሰውን ክፍል ውበትን በመጨመር ውበትን በመጨመር ውብ እንድንሆን ያደርገናል ።

እቃዎች አንድ ቦታ ላይ ይገኛሉ የሚፈልጋቸውን ሰዎች እዛ ቦታ በመሄድ ለጽፈት የሚያገለግሉ መሳሪያዎችን ይጠቀማል የጽፈት መሣሪያ ጥቅማቸው እራሱ ምን ማድረግ ነው? ለጽፈት ወይም ደግሞ ለትምህርት አገልግሎት መዋል ነው መጽሐፍ ይጠቅማሉ።

ተሽከርካሪዎች ለመንቀሳቀስ ግዴታ ጉልበት ያስፈልጋቸዋል እና ይሄን ጉልበት የሚያገኙት ከተፈጥሮ ዘይት ሊሆን ይችላል:: ነገር ግን ግዴታ እሱን ካላገኙ ከቦታ ቦታ መንቀሳቀስ አይችሉም ስለዚህ ግዴታ እነሱ ለመንቀሳቀስ የሆነ የጉልበት ምንጭ ያስፈልግቸዋል::

ቱሪዝም: በቱሪዝም ሀገሪቱ ገንዘብ ልታገኝ ትችላለች ምክንያቱም ጎብኝዎች መጥተው ያን ሀገር ሲጎበኙ የሚያወጡት ብዙ ወጪ አለ:: ከመጀመሪያ ሲመጡ የሚመገቡት ምግብ አለ ለሱ ለሱ የሚከፍሉት ነገር ለሀገሪቱ ገንዘብ በመሆን ይጠቅማታል ስለዚህ ገንዘብ ማግኘት ነው::ብዙውን ጊዜ ከመጕጕዝ ገንዘብ ይገኛል::

ህጻናት ግንባታ ላይ ብዙ የሚጠና የሚጨነቀው ስለምንድ ነው ስለመሰረቱ ሁሊም ግንባታ ከመጀመሩ በፊት መሰርቱ ጠንካራ መሆን መቻል አለብት። መስረቱ ጠንካራ ከሆነ ከላይ የሚይዘውን ነገር መያዝ ይችላል ወይ መቆየት ይችላል ወይ ወይም ደግሞ ከላይ ያሉ ግንባታው ሊመጣ መሰረቱ መጀመሪያ መሠራት መቻል አለበት የሚለው ያተኩራሉ።

ማስጌጥ ማለት ምንድን ነው መጀመሪያ ከነበረበት መቀየር ነው:+ ስለዚህ ነገሮችን ስናስገጥ ምን ልናረጋቸው እንችላለን መጀመሪያ የነበራቸውን ሁሉንም ነገር ልናሳጣቸው እንችላለን:: አቀማመጣቸውን ቅርፃቸውን ወይ ደግሞ ምን እናደርጋለን እዛው ነገር ላይ ሌሎች ነገሮችን መጨመር:: እንዲታዩ እንዲዋቡ የሚያደርጉ ነገሮችን እነዛ ነገር ላይ መጨመር::

ታዋቂ መሪዎች አባቶች ታዋቂ መሪዎች የምንላቸው በስራቸው ታዋቂ የሆኑ ወይም ደግሞ በአስተዳደራቸው ብዙ ነገርን ሰርተው ያለፉ ሰዎች ሲሆኑ ይህ ስራቸው ሰው እንዲያውቃቸው አድርጎአቸዋል። ሲለዚህ ታዋቂ እኒዲሆኑ አድርጓቸዋል። አባቶች የምንላቸው ደግሞ እውቀት ያላቸው ሰዎች ናቸው።

ማህበረሰብ እና ቤተሰብ ሁለቱም አንድ ቦታ ያሉ አንደኛው የአንደኛው አካል ነው። ማኀበረሰብን የመሠረተው ቤተሰብ ነው። ቤተሰብ ደግሞ የማህበረሰብ አንዱ ክፍል ነው። ማህበረሰብ ቤተሰብን የሰጠ ትልቁ ሲሆን ቤተሰብ ደግሞ በእርሱ ውስጥ የሚገኝ ነው። ሁለቱም ግን ማይለያዩ እና እርስ በርስ ያሉ ናቸው።

እፅዋት ሕይወት ያላቸው የራሳቸውን ምግብ የሚያዘጋጁ የፀሐይ ብርሃንን በመጠቀም የራሳቸውን ምግብ ያዘጋጃሉ::ነፋሻማ አየር እንዲኖር ያገለጋሉ የተለያዩ እንስሳት ወይም ሰዎች እንደ መጠለያነት ያገለግላሉ ተቆርጠውም ከተቆረጡ ቡሀላ የተለያዩ መሳሪያዎችን ለመስራት ይጠቅማል::

ግብርና እንደየ ቦታውና አየር ፀባዩ ይለያያል። ብዙ ጊዜ ግብርና ዝናባማ የሆነ የአየር ንብረት ያስፈልገዋል። ፀሀይ በሆነ ቦታ ላይ ማካሄድ አይቻልም ምክንያቱም እፅዋቶች ለመብቀል ውሃ ያስፈልጋቸዋል። ነፋስም አስፈላጊ ነው ።

ስራ ምን ሊሆን ይችላል ትንሽ ጉልበት ብቻ የሚፈልጉ አይነት ስራዎች አሉ። ትንሽ ጉልበት የሚፈልጉ ስራዎች ደሞ ብዙ ጊዜ ምን ያስፈልጋቸዋል ማለት ነው? እውቀት ያስፈልጋቸዋል። ወይም ደግሞ ብዙ አይነት ጉልበት የማያስፈልጋቸው በቀላሉ የሚሰሩ ስራዎች አሉ እነዚህ የስራ አይነቶች ደግሞ አያደክሙም በቀላሉ መስራት ይቻላል ማንኛውም ሰው ሊያረካቸው ይቻላል ምክንያቱም መንስለሆነ? በቀላሉ ስለሚሰሩ እና ብዙ ገንዘብ..

ታሪክና ምድር የአንድ አገር መገለጫ ሲሆኑ ታሪክ ባለፈ ነገር ላይ ተመሰረተ ያለፈ ነገር የሚገልጽ መልካም ምድር ደሞ የመሬት አቀማመጥ ነው

የስፖርት መሣሪያዎች ያስፈልጋሉ ምክንያቱም ያለ መሳሪያ እርዳታ ማስፖርት መስራት አንችልም ግዴታ ከበደ እንቅስቃሴዎች የምናደርግ ከሆነ እንደዚህ አይነት ነገር ያስፈልገናል ምክንያቱም በራሳችንን ምንም አይነት ነገር ስለማንችስተር እስፖርት ለመስራት ግዴታ መሰረቱ ያስፈልጉናል

ሀይማኖት ላይ ብዙ ጊዜ እየተስፋፋት በአንድ አገሩ ውስጥ በጣም ብዙ አይነቶች እምነቶች የሚከተሉ ሰዎች እየተስፋፉ ነው። ድሮ የነበረው እምነት አነስተኛ ቢሆንም አሁን ላይ ግን ብዙ አይነት እምነት ተፈጥሯል የተለያዩ አመለካከት ያላቸው የራሳቸውን ሃይማኖት እየመሰረቱ ነው።

ስለ-ህንፃ ግንባታ ላይ ጥበብን መጠቀም እንችላለን። ምክንያቱም ከጊዜ ወደ ጊዜ የሰው ልጅ አኗኗሩ የሚፈልገው ነገር እየተቀየረ በመሆኑ የሰው ልጅ የሚመጥነውን ነገር ለመስራት ከጊዜ ወደ ጊዜ እውቀታችንን መጠቀም እና በአግባቡ የስነ-ጥበብና የስነ- ህንፃ ውጤቶችን መፍጠር አለብን።

ትምህርት ማለት ለማወቅ ወይም ደግሞ አካባቢያችን ዉስጥ ምን እንዳለ ተፈጥሯችንን ዙሪያችንን መረዳት የሚያስፈልግ ሰው ሲፈጠር ምንም ይዞ አይመጣም ስለዚህ አካባቢውንና ሁኔታዎችን ለመረዳት ግዴታ ምን ያስፈልገዋል ትምህርት ያስፈልገዋል። ዙሪያችን ማወቅ ነው።

ኤሌክትሮኒክስ የምንላቸው ምንድነው ዘመናዊነትን ወደ ሀገራችን ያስገባንበት መንገድ ነው ምክንያቱም ብዙ ጊዜ ምንድን ነበር ባህላዊ ነበር ሁሉም ነገር ወይም ደግሞ እጅን በመጠቀም ነበር አለችጥሮኒክስ ምርቶች ምንድነው ስራ ያቀላሉ ወይም ደግሞ የአዲሱ ዘመን አዲሱ ዘመን መገለጫ የሆኑ ነገሮች ናቸው ምክንያቱም አዲስ ላይ የመጡ እውቀትን የሚጠይቁ እና ኑሮውን የሚያቀሉ ነገሮች ስለሆኑ ::

ጥራት ትምህርት ጥራት ባለው መልኩ የሚሰጥ ከሆነ የእንድን ሀገር ህዝብ የተማረና የሰለጠነ አድርጎ ለመቅረጽ ይጠቅመናል ነገር ግን የሚሰጥበት ስርአት የተስተካከለና ህዝቡን ያማከለ አድርጎ መሰጠት መቻል አለበት።

ደጅ ላይ ያሉ ነገሮች አብዛኞቹ ተፈጥሮ የሰጠን ነገሮች ናቸው። እጽዋት ብንል በተፈጥሮ የምናገኛቸው ነገሮች ናቸው። የተለያዩ ሰው ሰራሽ ወይም ደግሞ የሰው ልጅ የፈጠራቸው ህንፃዎች ፎቆች ቢኖሩም አካባቢያችን ውስጥ አብዙኛው ነገር ተፈጥሮአዊ ነው። ተፈጥሮ ማለት ደግሞ በተፈጥሮ ያገኘናቸው ማለት ነው።

መጓጓዝዣና ተሸከርካሪዎች አንድን ሰው ከአንድ ቦታ ለማንቀሳቀስ የሚረዱ ነገሮች ናቸው። መንገዱ በእግር ብዙ ጊዜ ብዙ ሰአት የሚፈጅ ከሆነ ግን በቅርብ ወይም በትንሽ ሰዓት ውስጥ እዛ ቦታ ላይ እንደርስ ያደርጉናል። ከጥቅማቸውም ጉዳትም አላቸው።

ፋሽን የምንለው እስካሁን ከተለበሱ ልብሶች ወይም ነገሮች ለየት ያሉ ነገሮችን መስራት ፋሽን የሚከተሉ ሰዎች ደግሞ ፋሽን ተከታይ ይባላሉ። ለምሳሌ አሁን ላይ ብዙ አይነት አለባበሶች እየተፈጠሩ ነው። ስለዚህ ፋሽን የምንለው እስካሁን ያልነበሩ ነገሮችን አሁን ላይ ማምጣት እና መጠቀም ነው ።

መዝናኛ ማለት ምንድን ነው የማዝናናት በስራ የተወጠረ አይምሮውን ማስደሰት መዝናኛ ቦታዎች ናቸው ሌላ አየር መውሰድ መነፈሻ የምንለው አየሩ ናፈሻማ የሆነ ጥሩ አየር ያለው ቦታ ሲሆን አየር መውሰድ ማናፈስ የመሳሰሉት ናቸው ሁሉም ነገሮች ግን ማዘናናት ሁለቱም ስራቸው ::

ስራ ገንዘብ የማግኘት መንገድ ነው። ከገንዘብ የማግህኛ መንገዱ ደግሞ ህይወታችንን የሚንመራበት ወይም ደግሞ ግዴታ ለመኖር የምንሰራው ስራ ነው። ስራን ከመምረጣችን በፊት ሁልጊዜ የምናገኘውን ገንዘብ መመልከት አለብን።

ጫማወች ከምቾታቸው ወም ለመጓጓዣነት ከመጥቀማቸው አለባበስን ለማሳመር ይረዳሉ። ከምንለብሰው ልብስ ጋር ተመሳሳይነት ያላቸውን ጫማዎች ማረግ ወይም ደግሞ ተቃራኒ ቀለም ያላቸውን ማረግ ጠቃሚ ነው።

ዜና ሲቀር የሚከተላቸው ነገሮች ይኖራሉ ።መጀመሪያ ራስን ማስተዋወቅ ሰአቱን መግለጽ መቻላል አለብን ከዛ በኋላ ደግሞ የያዛቸውም ምን ምን ነገሮችን እንደያዘ መናገር መቻል አለበት። መጀመሪያ ዜናው የሚቀርበው ምን ምን ነገሮችን ይዞ እንደሆነ እና ነገሮችን እንደያዘ መናገር አለበት።

መናፈሻ ምንላቸው ብዙ ጊዜ መዝናኛ ቦታዎች መናፈሻ ናቸው ምክንያቱም በውስጣቸው የተለያዩ እፅዋቶች ስላሉ አየሩ ተስማሚ እና ጥሩ አየር ያለበት ቦታ ስለሆነ ለመናፈሻነት ያገለግላል ። መዝናኛ ቦታዎች ውስጣቸው መናፈሻ መናፈሻው መናፈሻ ምንለው ሰው ማይበዛበት ቦታ ነው ።

አርማ ምንለው ምንድነው ምልክት ነው ማንኛውም ተቋማት ሊሆን ይችላል መስሪያ ቤቶች የተለያዩ ቦታዎች እነሱን ይወክለናል ብለው የሚፈልጓቸውን ቀለሞች አንድ ላይ በማድረግ ይገልፀናል የሚሉትን ነገሮች ሰርተው ሲያስቀምጡ ያ አርማ ይባላል። አርማ የአንድ አካል መገለጫ ነው።

ማስታወቂያዎች ተፅፈው ወይም ደግሞ ተለጥፈው ይገኛሉ። በትክክለኛ ጣቢያዎች ቀርበውላቸው ይቀርባሉ።

ጉዞ ቱሪዝምና ስደት ለሌሎች ጠቃሚ ናቸው። ምክንያቱም አንድ ሰው አካባቢውን በሚቀይርበት ጊዜ ብዙ የስራ ልምዶችን ያገኛሉ ብዙ ነርሮችን መተግበርንም ይችላሉ ጉዞ ከአንድ ቦታ ወደቦታችንን እንድናገኝ ያደርጋል።

ስፖርት ያለመሳሪያ ሳንጠቀም በአካላችን ብቻ የሚሰራቸውን እንቅስቃሴዎችን ይይዛል። ለምሳሌ፦ እግሮቻችን እጆቻችንን በማንቀሳቀስ እግር በማስገባትና በማስወጣት የሚሠራ ስፖርት ዓይነት አለ። እነዚህ እንቅስቃሴዎች የምንላቸው ቀላል ያልሆነ ግን ለሰውነታችን ጥቅም የሚሰጡ የስፖርት ዓይነቶች ናቸው።

ተፈጥሮ እና አካባቢ ጉዳት ይደርስበታል። ተፈጥሮ እና አካባቢ ጉዳት ከደረሰበትም ራሱን ለማደስ ብዙ ጊዜ ያስፈልገዋል። ስለዚህ ከጉዳት መከላከል መቻል አለብን። ተፈጥሯችን እየተጎዳ በሚሄድበት ጊዜ ወደድሮው ለመመለስ አንችልም። ስለዚህ የሰው ልጅ ደግሞ ተፈጥሮ ከተጎዳ ጤናው ይታወካል ወይም ደግሞ ጤናማ የሆነ ኑሮ አይኖረውም።

የፅህፈት መሳሪያ እቃዎች የምንላቸው ለፅህፈት የሚያገለግሉ ለምሳሌ እስክርቢቶ እና ደብተር ሲሆኑ ለመፃፍ ወይንም ደግሞ ሀሳባችንን ወረቀት ላይ ለማስፈር የምንጠቀማቸው ነገሮች ናቸው። የፅህፈት መሳሪያዎች ሻጭ ወይንም ደግሞ መሸጫ ለብቻቸው ተዘጋጅቶላቸው ይከፋፈላሉ።

መዋቢያዎች እና የውበት መጠበቂያዎች ለውበት መጠበቂያ ተብለው የሚሰሩ ሲሆን መዋቢያዎች የምላቸው ሰዎችን ለማሳመሪያ እና የውበት መጠበቂያ የምንላቸው ደሞ አካል ክፍሎቻችንን ለመንከባከብ ወይም ደሞ የተለያየ ውበት እንዲኖራቸው ለማድረግ የሚጠቅሙ ነገሮች ናቸው። ከጸሃይ ብርሃን ለመከላከል ቆዳን ውብ ለማድረግ ይጠቅማሉ።

ቡና ቤቶችና ምግብ ቤቶች ከሚያስፈልጋቸው ነገሮች አንደኛ ፍጥነት ነው ምክንያቱም ቡና ቤቶችን ሊጠቀም የሚመጣው ሰው ምንድ ነው፦ ተንቀሳቃሽ የሆነ ወይም ስራ ላይ ያለ ሰው ስለሆነ ፍጥነት ያስፈልጋቸዋል ቶሎ ቶሎ መስራት መቻል፥ ወይም በጊዜ መድረስ መቻል አለበት ስለዚህ ጊዜ ወሳኝ ነገር ነው።

ማህበረሰብ እና ቤተሰብ ሁለቱም ሰው የሚቀረጽባቸው ቦታዎች እንዲሁም የሰው ልጅ የወደፊቱን ነገር የሚይዝባቸው ቦታዎች ናቸው። ሁሉም ሰው የሚመስለው ማህበረሰብ ውእይም ደግሞ የመጣበት ቤተሰብ ስለዚህ በዛ ሃገር ላይ የሚከተለውን ነገር ይዞ ነው የሚሄደው። ቤተሰብም በቤተሰብ ዉስጥ ያለውን ነገር ሲወስድ ማህበረሰብም በዙሪያው ያለውን ነገር ይዞ ያድጋል ማለት ነው።

ፖለቲካ ምን እና ምን ይይዛል? መሪና ተመሪ ይይዛል። ፖለቲካ ዉስጥ ምን አለ? አንድ መሪ አካል አለ። እነዚያ ተመሪ አካላቶች ተመሪዎቹ የሚፈልጉትን ነገር ጠይቆ ያሳካላቸዋል። እንደገና ደግሞ መሪዉ ደግሞ ምን ያደርጋል የህዝቡን ማሟላት ነዉ ዋነኛ አላማዉ። የህዝቡን ፍላጎት ማሳካት ነዉ።

የቤትና የዱር እንስሳት የምንላቸው ሁለቱም እንስሳት ሲሆኑ የቤት እንስሳቶች በቤት ውስት የሚኖሩ ሲሆኑ የዱር እንስሳቶች ደሞ ውጪ ጫካ ውስጥ ይኖራሉ። የቤት እንስሳቶች ባለቤት ያላቸውና መኖርያቸውን ከቤት ያረጉ ሲሆኑ የዱር እንስሳቶች ግን ባለቤት የላቸውም ምግባቸውንም እዛው በማደን መኖርያ ቦታቸውም ጫካ ውስጥ ነው ።ምንም አይነት እንክብካቤም አይደረግላቸውም። የዱር እንስሳቶች ግን ጉዳት ያደርሳሉ።

መጽሃፍቶች ቶሎቶሎ ባይታተሙም በዉስጣቸው ብዙ እውቀቶች የያዙ ናቸው መጽሄቶች ግን በየሰአቱ በየቀኑ እና አልፎ አልፎ አንባቢው የሚፈልገውን እውቀት ከመጽሄት ያገኛል። ጋዜጦችም ዜናዎችን የስራ ማስታወቂያዎችን ይይዛሉ።

ታሪክ እና መልከአ ምድር ፦ ብዙ ጊዜ መልከአ ምድሮች ወይም ደግሞ የተለየ ቦታ አቀማመጥ ያላቸው ቦታዎች ታሪክ የሚሰራባቸው ቦታዎች ናቸው ። ለምሳሌ ጦርነቶች የተካሄዱባቸው ወይም ደግሞ መገለጫዎች የተለያዩ ሰዎች ያሉበት ቦታ ነው መልከአ ምድር የምንለው ።

እፅዋቶች ግዴታ ውሃ ማግኘት አለባቸው ለመኖር ውሀ ማግኘት አለባቸው ፣ አፈር ማግኘት አለባቸው ። ከዛ በኋላ ደግሞ የፀሐይ ብርሃን የሚያገኝበት ቦታ ላይ መሆን አለባቸው ። ግዴታ እነዚህን ነገሮች ካላገኙ እፅዋቶች ብዙ መቆየት አይችሉም ምክንያቱም ምግባቸውን ለማዘጋጀት እነዚህ ነገሮች ስለሚያስፈልጉ

ግብርና የምንለዉ መሬት መጀመሪያ በማረስ ለመሬቱ ላይ በማስተካከል እላዩ ላይ በመዝራት የተለያዩ ምርቶችን በማግኘት ወይም ደግሞ የምርታማነትን የሚጨምር የስራ መስክ ነዉ። ሁሉም የምግብ ዉጤቶች የሚገኙበት የሰዉ ልጅ የመኖር ህልዉናዉ አስተዋፅኦ የሚያደርግ ነገር ነዉ። ምክንያቱም ግብርና የሰዉ ልጅ የምግብ ምንጭ ስለሆነ።

ቀለማቶቹ ይለያያሉ የሚይዘው የቀለም ብዛትም ይለያያል። አንዳዶቹ አራት ሊይዙ ይችላሉ በውስጡ የያዘው ሌሎቹ ምስሎች አሉ። እሱም እንደመለያ ነው የሚሆነው። ክብ ይኖራል አርማው ይለያያል። ስለዚህ ቀለሙም ይለያያል ውስጡ የሚይዘው ነገርም ይለያያል እና ሁሉም ነገር ይለያያል።

ግብርና ባህላዊ የሆነ የማምረት መንገድ ቢሆንም አሁን ላይ ወደ ዘመናዊነት ተቀይሯል። ማረሻ መኪናዎች እንዲሁም ደግሞ አረም መከላከያ የተለያዩ ማጥፊያ መድሃኒቶችን በማዘጋጀት ወደ ዘመናዊነት እንዲቀየር ያለ የሃገር ዋነኛ የገቢ ምንጭ በመሆን ነው።

መሰረታዊ አገልግሎቶችን አንድ ሃገር አደገች ከተባለ እነዚህን ነገሮች ማሟላት አለባቸው። መሰረታዊ አገልግሎቶችን ያልተሟሉበት ሃገር ግን እንደዛው ድህነት ላይ የሆነች ወይም ደግሞ ህዝቦቿ ስቃይ ላይ ያሉ ናቸው ስለዚህ መሰረታዊ አገልግሎት ግደታ መሟላት አለበት።

ቤትና መኖሪያ ቤት የምንላቸው ነገሮች አሉ ፥ ቤት ለመኖር መኖሪያ ቤትም እንደዛው የሚያገለግል ሲሆን ነገር ግን አንድ ቦታ ላይ መቀመጥ አለብን ምክንያቱም የተለያዩ አደጋዎች ሊደርሱብን ስለሚችሉ የራሳችን የሆነ መኖሪያ ቤት ያስፈልገናል።